የጂኦግራፊ እና አካባቢ ጥናት የአካባቢ ጥበቃና የአየር ንብረት ለውጥ እና የተፈጥሮ ሀብት አጠቃቀም የሚያጠና የትምህርት ዓይነት ሲሆን ፤የከተማዋ እቅድ ነው። ዘላቂ ልማትን በመምራት ረገድ ወሳኝነት ያለው የትምህርት ዘርፍ ነው።

የማየት ችግር ላለባቸው ወይም ለእውሮ የተዘጋጀ ትምህርት ቤት መገለጫውም የብሬል ፊደል በመጠቀም እና ልዩ የመማሪያ ቁሳቁሶችን በማቅረብ የማያ ችግር ያለባቸውን ተማሪዎች የሚያስተምሩ ትምህርት ቤቶች ናቸው። እያንዳንዱ አዳሪ ሁነው ያገለግላሉ። ለምሳሌ የፊንፊኔ ብሬል እና ልዩ ትምህርት ቤት ይጠቀሳል።

ትብብርና የቡድን ስራ ተማሪዎች ከሌሎች ጋር ሚናንተ ጋር እና የጋራ ግብ ለማሳካት አብሮ መስራትን የሚሟሩበት ነው ይህም ተማሪዎች ከለኝነት መረዳዳትን የቡድን ጥንካሬ እንዲያውቁና በጋራ መስራት ያግዛቸዋል።

የማህበረሰብ ሳይንስ በሳይንስ ደረጃ የማህበረሰቡን ጤና ማወቅና የፖሊሲዎችን ማሳየት ላይ የሚያተኩር ሲሆን የኢትዮጵያ ህክምና የህክምና ዘርፍ የጀርባ አጥንት እየሆነ የሚያገለግለን የትምህርት ዓይነት ነው።

ዲዛይንና ልማት የድርሻ ጣቢያዎችን መፍጠርን የማይሆን የፊት ገጽ እና የጀርባ ይማራሉ ተማሪዎች ምላሽነታቸው

የመረጃ ሳይንስ ትምህርት ከፍተኛ መጠን ያለው መረጃ ለመሰብሰብ ለመተንተንና ጠቃሚ መረጃ ለማውጣት የሚያገለግል ዘርፍ ሲሆን ለዘመናዊ የንግድ ውሳኔዎች ለመንግስት ፖሊሲዎችና ለምርምር ስራዎች ወሳኝነት ያለው የትምህርት አይነት ነው

የኩያን ማስተማር ዘዴ አንድ ብቃት ያለው ተማሪ ለሌላ ተማሪው እውቀትን የሚያስተላዴ ነው የሚያስተምረውን ተማሪ እውቀት ያጠናክራል ለሚመረው ደግሞ ቀላል ያደርግለታል ለሁለቱም ተማሪዎች ጥቅማለሁ

የፋሽን ቴክኖሎጂና አቅራቢ ሰንሰለት ይህ ዘርፍ ልብስ መስፋትን ብቻ ሳይሆን ከጨርቃ ጨርቅሽ እስከ የተጠናቀቀ ልብስ ሽያጭ ድረስ ያለው ሂደት ያካል ሰልጣኞች የምርት ጥራት ቁጥጥር የገበያ ፍላጎት ትንተና የልብ ትምህርት ጊዜ አስተዳደርና የዲዛይን ንስሃ ሃሳቦችን በኢንዱስትሪ ደረጀ ያሳያሉ

አፍሪካ አንድነት ትምህርት ቤት በተለይ ቤተሰቦች የሚያገለግል ቢሆነው የትምህርት ጥራቱ ከፍተኛ ነው ከተለያዩ የአፍሪካ ሀገራት የተውጣጡ ልጆችን በማስተማሪያ ባህል ብዛትን ያበረታታ ይህም ከተለያየ የአፍሪካ ሀገራት የሚመጡ ሰዎች መልካም የሆነ አጋጣሚ ፈጥሯል።

የኪነ-ጥበብ እና የህደ ጥበብ ቁሳቁሶች ቀለም ብሩሸ ወረቀት ሸክላ እንጨት እና ሌሎች የህደ ጥበብ ቁሳቁሶች ተማሪዎች የፈጠራ ችሎታቸውን እንዲያዳበሩ ያግዛል። የኪነ ጥበብ ትምህርት የትምህርትን ስሜታዊ እና ምሮዊ ውድገትም ያነቃቃል። ይህም ለተማሪዎች ምች ሁኔታን ይፈጥራል።

አልፋ ስፔቻራሊቲ የሕፃናት ትምህርት ቤት በልዩ የትምህርት ፍላጎት ላይ ትኩረት ያደረገ ወይም የተወሰኑ የትምህርት መስኮችን የሚያጎላ ሊሆን ይችላል። ነገር ግን የሕፃናትን ሰፊ ፍላጎት ለማውሟላት ይጠራል። ይህም ለሕፃናቱ ከፍተኛ የሆነ መልካም አስተዋጾ አለው።

በዩኒቨርሲቲ የሚተዳደር ማዕከል አዲስ አባባ ዩኒቨርሲቲን የመሰሉ ተቋሟት ለሠራተኞቻቸው ልጆች ወይም ለምርምር ዓለማዊ የሚጠቀሙባቸው የሕፃናት ማዕከላት ናቸው። እነዚህም መምህራን እንዲሁኑም በዩኒቨርስቲ ውስጥ የሚሠሩ ልዩ ልዩ አካላት ልጆቻቸውን ያለ ሀሳብ እንዲያስቀምጡ ያግዛቸዋል።

የመማሪያ ክፍል ለመማር ማስተማር ሂደት ዋና መረጃ ተማሪዎች ትኩረት እንዲኖረው የመማር ዲዛይን በቀላሉና የተለያዩ የማስተማር ዘዴዎችን እንዲጠቀም ያስችላል።

የጨዋታ ልማት ይህ ዘርፍ የቪዲዮ ጨዋታዎችን ዲዛይን ማድረግ እና ፕሮግራም ማውጣትን ያጠቃለላል የስሪዲ ሞዴሊን የጨዋታ ኢንጅን አጠቃቀምእና የጨዋታ አመክንዎ ሎጂክን የሚያካትት ነው ይህም ለተማሪዎች ከፍተኝ የሆን አስተዋፅ አለሁ፡፡

international community shcool kindergrtን የics የቅርመ መደበኛ ክፍል ዓለም አቀፍ ሥርዓተ ትምህርትን ለሚፈልጉ የውጩ ዜጎች እና የሀገር ውስጥ ልህ ይቃን ያገለግላል. ትምህርቱ ሙሉ በሙሉ በእንግሊዘኛ የሚሰት ሲሆን የዓለም አቀፍ ደረጃዎችን በመከተል ሕፃናት ዓለም አቀፍ አመለካከት እንዲያዳብሩ ያበረታታል።

የጎንደር ልዩ አዳሪ ትምህርት ቤት በአማራ ክልል ውስጥ በልዩ ትኩረት የሚሰጥበት ትምህርት ቤት ሲሆን፤ ይህ አዳሪ ትምህርት ቤት በጎንደር ክልል ለሚገኙ በተለይም በጎንደር እና በዙርያ በአማራ ክልል ባጠቀላይ የሚገኙ ተማሪዎች ከፍተኛ የሆነ የትምህርት ጥራትን በመስጠት ረገድ የሚታወቅ ልዩ አዳሪ ትምህርት ቤት ነው።

የቅድስት ማርያም የመጀመሪያ ደረጃ ትምህርት ቤት ትምህርት ቤት በበርካታ ቅርንጫፎች የሚታወቅ ሲሆን በአካዳሚያዊ ጥራቱና ጥብቅ በሆነ የስነ ምግባር ስርዓቱ ተወዳጅነትን አግኝቷል። ቅድስት ማርያም ዋና ትኩረት ተማሪዎችን በከፍተኛ ውጤት እና ብቃት ማዘጋጀት ነው።